ይህ ቦታ እንግዲህ የምግብ አዳራሽ ነው። የተለያዩ ውዝዋዜዎች እንድሁም ባህላዊ ምግቦቻችን የሀገራችን የሆነው ምግቦች የሚቀርብባቸው እና ታዳሚዎች የሚያዩበት ቦታ ነው። የባህል ምሽቶች ቤት ነው። እና ደግሞ ጭፈራዎች የሀገራችን ባህል የሆነው እስክስታ ጭፈራ የሚቀርብበት ቦታ ነው።

ይህ እንግዲህ ቆስጣ ነው። በሀገራችን በብዙ አካባቢ ይገኛል። ለምግብነት ለጤናም ጥሩ የሆነ አትክልት ነው። እና በብዙዎች ዘንድም ተወዳጅ የሆነ ምግብ ነው። እና በሀገራችንም በጣም በብዛት ይበላል።

የኢትዮጵያ የባህላዊ ጭፈራ ዉዝዋዜ ቡድን ናቸው እና ጭፈራቸዉን ለተመልካች እያሳዩ ነው ፤ እና እስክስታ የሚባለዉን የጭፈራ አይነት እያሳዩ ነው።

እንግዲህ ይሄ ባህር ዳርቻ ላይ ያለ የመዝናኛ ቦታ ነው ፤ በጣም ሲታይ ራሱ ምን ያህል እንደሚያምር እና ሰዎች እዚጋ መተው እየተዝናኑ የሚያርፉበት ቦታ ነው ፤ ለአእምሮ ሰላም የሚሰጥ ቦታ ነው።

እሽ ይሄ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን በድምቀት የሚከበረው አንዱ የጥምቀት በአል ነው። ካህናት እዚህ ጋ እንደምናየው እየዘመሩ ዝማሬያቸውን እያቀረቡ አማላካቸውንም እያመሰገኑ ያሉበት ነው። እንዲሁም ታዳሚዎች ምእመናን እንዲሁም ሰንበት ተማሪዎች በምስሉ ላይ ይታያሉ።

ይህ የሽመና ስራ ነው። በሀገራችን በኢትዮጵያ የተለያዩ ባህሎችን አሉ። ከነዚህ አንዱ የአልባሳት ባህል ዉስጥ የጥበብ ነው። ለምሳሌ ይህ ደግሞ ጥበብ ለመስራት ሚያገለግል ጥጥ ሲሸመን የሚያሳይ የሽመና አንዱ የኢትዮጵያ ባህላችን ዉበታችን የሆነውን ጥበብ መስሪያ ነው።

ይህ የሚታየው አንድ እህታችን ጸጉሯን ቁጥጥር ተሰርታ እንድሁም ጫፍ ጫፍ ላይ ዶቃዎች የተለያዩ ዶቃዎች በተለያዩ ከለሮች አድርጋለች። ማስክ ለብሳለች። አጠገቧ ደግሞ መኪና አለ። መኪና እየጠበቀች ነው።

እንግዲህ እዚህ ላይ የምናየው ምስል አንድ በሽተኛ ነው። እንድሁም ሀኪሞች አሉ። እና ልጁንን እያከሙት መርፌ ሊወጉት ይመስላል። እና እጁን ይዘውታል። እና ምርመራ እያደረጉለት ነው ታካሚውን።

ይሂ ዱላ ፍትህ በሚሰጥበት ሰዓት በፍርድ ቤት ውስጥ ዉሳኔ ሲተላለፍ የሚመታው እንደዱላ መዶሻ አይነት እንደ ዱላ የሆነ ነገር ነው። በፍርድ ቤት ዉስጥ የተለመደ ነው። እና ማሰሪያ ነው እሂ ደግሞ ወንጀለኞችን ወደ ፍርድ ቤት የሚያመጣው ማሰሪያ ነው።

ይህ በኢትዮጵያ ከሚገኙ ባንኮች ውስጥ ዘመን ባንክ ዘመን ባንክ ሎጎ ወይም ደግሞ የዘመን ባንክ መገለጫ አርማ እዚህ ጋራ የሚታየው የኢትዮጲያ ባንኮች ውስጥ ነው።

እሺ ይህ በምስሉ ላይ የምናየው የበሬ የነዳ የቀንድ ከብቶች ናቸው ።እንዲሁም በገጠሩማ አካባቢ ቦታ ነው። ይሂ የሚታየው ወደ ፀሐይ ልጠልቅ አካባቢ ወደ አመሻሽ አካባቢ ያለ ሰአት ነው እና እረኛው ቀንድ ከብቶቹን እየነዳ ከብቶቹም እየሄዱ